ይህ በምስሉ ላይ የምናየዉ አንድ የኢትዮጵያ መገናኛ ብዙሃን ባለስልጣን የሆነ ሰውዬም ስለመገናኛ ብዙሃን ግዴታ እና ጠብቀው አገራቸውን እንዴት ማገልገል እንዳለባቸው እየመከረ እንደሆነ የሚያሳይ ምስል ነዉ።

በምስሉ ላይ የምንመለከተው ቆርቆሮ ነው ይህ ቆርቆሮ የተለያየ ጥቅሞችን የሚሰጥ ሲሆን ከነዚህም ውስጥ ዋነኞቹ ለቤት መስሪያነት ያገለግላል ሰዎች ከተለያየ ንፋስ ብርድ ከዝናብ ለመከላከል የሚጠቀሙበት መሳሪያ ነው።

በምስሉ ላይ የምንመለከተው በጣም እጅግ ታዋቂ የሆነ የመጽሐፍ ገብር ነው አለመኖር ይሰኛል አለመኖር የሚጀምረው አለመኖርን ከመፍራት ነው የሚል ትልቅ የሆነ አባባል የያዘ የመጽሐፍ ገቨር ነው።

ይህ በምስሉ ላይ የምንመለከተው ህብረት ዒንሹራንስ አማ ይላል። ይህም ምንድን ነው በተለያዩ ሰዎች የተላየ ጉዳትዎች ወይንም ደሞ መኪናም ሊሆን ይቻላል ላይ የተላየ ክስረት በሚደርስባቸው ጊዜ በቀላሉ ሪከቨር እንዲያደርጉ ይረዳቸዋል።

ከምስሉ ላይ የምንምመለከተው በጣም ደስ የህን ቤት ዘመናሆነ ቤት ነው ይህም ቤት የተላዩ ዘመናዊ እብሮች ያለቤት ነው። ይህ ቤትም የተለያዩ ሰዎች የግብጅት በንፈጽን ላይ ያሉ እንደሆነ እያስተውቃል። ስለዚህ ህ ቤት እንደ ኢትዮጵያ በጣም ዘመናዊ ሆነ ቤድ መዋ ይቻላል።

ይህም በምስል ላይ የሚያሳየው የኢትዮጵያ ፖሳ ቤት አገርግሎት ድርጅት ነው ይህም ሰዎች ሲገቡ እና ሲይወጡ የሚያሳይ ምስል ይዛ እንዲሁም ደግሞ በአካባቢው የተዳያዩ ሰዋቶች ይታያሉ እንዲሁም ደግሞ በፍለፊቱ የቆሻሻ ማጠራቀሚያ የሆነ ነገር ነው።

በምስሉ ላይ የመነመለከታቸው አውድማ ላይ ጤፍ እየመነሹ እንደሆነ የሚያሳ የምስል ነው። እነዚህ ሰዎች ተሰብስበው ሥራቸውን በአግባቡ እየሰሩ ገረባ እና ምርቱን እየለያዩ የሚያሳይ ምስል ነው።

ይህ በምስሉ ላይ የምንመለከተው ቫትሪ ድንጋይ ሲሆን በድሮ ጊዜ ባትሪ ለማብራት በባህላዊ መንገድ ወይም ደግሞ እያች ባትሪ ለማብራት የምንተገበት የባትሬ አይነት ነው። እንዲሁን ደግሞ ሌሎችንም ለማዘሰን ይህም ባትሪ መጠከሞች እንደ ግድ ነበር።